ዶሮ ወጥ በጣም ታዋቂ ከሆኑ የምግብ አይነቶች መካከል የሚጠቀስ ሲሆን ኢትዮጵያውያን እናቶች ልዩ በሆነ የምግብ አሠራር የሚሰሩትና የሚመገቡት ልዩ የምግብ አይነት ነው በጣም 12 ያለው የዶሮ አሰራር ልዩ ጥበብ ነው።

ጎሽ በዱር እንስሳት ውስጥ የሚታወቁት እንስሳት መካከል ጎሽ ዋነኞች የሚጠቀሱ ሲሆን ይህ ሳርበል የሆነ የዱር እንስሳ በተለይ በሳራማ ቦታዎች የሚገኝና የሚኖርና የዱር እንስሳት ነው። ብዙውን ጊዜ ራሱን ለመከላከል ቀንዶች አሉት።

ሳውዲ አረብያ ይህ ለስደት በጣም ኢትዮጵያዉያን ከሚመርጡት እህቶቻችን መካከል በጣም ብዙዎቹን እየቀጠፈ ያለ እና የእናቶቻችንን የእህቶቻችንን እንባ በብዙ እየታፈሰበት የሆነ ልዩ ቦታ ነው::

ሀይቅ ሃይቆች ለተለያዩ መናፈሻ ወይምመዝናኛ ቦታዎች የሚጠቀሱ ሲሆን የሐይቅ ዳርቻ ልዩ ዉበትን ይፈጥራል:: በተለይ መንፈስን በማደስ ከተፈጥሮ ጋር እንድንገናኝ ወደ ዉስጣችን እንድንመለስ ከሚያደርጉን መካከል ሀይቅ አንዱ ነው:+

ማንጎ ፦ ይህ በባህር ዳር ከተማ ዘንድ ልዩ ቦታ ከሚሰጣቸው የፍራፍሬ አይነቶች መካከል የሚጠቀስ ሲሆን አብዛኛው በሚባል ቦታ ባህርዳር ውስጥ ማንጎ ማየት የተለመደ ነገር ነው እና ማንጎ ልዩ ጣእም ካላቸው የፍራፍሬ አይነቶች አንዱ ነው ።

የጎንደር ማህበረሰብ ይህ በኢትዮጵያ ካሉ ማህበረሰቦች መካከል የሚታወቅ ሲሆን ልዩ ልዩ የሆነ የራሱ አመጋገብ፣ አበላል እና አለባበስ ያለው ማበረሰብ ነው። ልዩ ከሚያደርጋቸው መካከል እንግዳ ተቀባይነቱ ይጠቀሳል።

መስታውት ይህ የውበት መጠበቂያ በሀገራችን በተለያዩ ቦታዎች ላይ እየተጠቀምንበት ካለ የውበት መጠበቂያ መካከል ሲሆን ሰዎች በመስታወት ፊታቸውን በማየት የማጽዳት የመጠቀሚያነት አገልግሎት ላይ እያዋሉት ይገኛሉ።

የጣይቱም መናፈሻ የጣይቱ መናፈሻ በጣም ከሚታወቁ መናፈሻ ቦታዎች መካከል የሚጠቀስ ሲሆን ይህ በባህር ዳር ከተማ የሚገኝ በጣም ላይ የተንሳፈፉ የጣናን ሀይቅ ውበት እያዩ እያደነቁ የሚዝናኑበት ልዩ ቦታ ነው ::

የሰማዕታት ሀውልት ይህ በባህርዳር ከተማ የሚገኝ የሰማዕታት ሀዉልት ልዩ የሆነ የመናፈሻ ቦታ በውስጦ የያዘ ሲሆን ልዩ ልዩ ታሪኮችና ልዩ ቅርሶችን የያዘ ልዩ ቦታና ብዙ መናፈሻዎችን የያዘ ነው።

የወሎ ማህበረሰብ ይህ ወሎ ማህበረሰብ በጣም ተወዳጅነትን ካተረፉ በኢትዮጵያ ከሚገኙ ማህበረሰቦች መካከል የሚጠቀሱ ማህበረሰብ ፍቅር እንደሆነ ይገለጣል። ይህም እነዚህ የራሳቸው ወግ ባህል እሴት አመጋገብ አለባበስ ያላቸው ማህበረሰቦች ናቸው።

እናት ጓዳ ሽሮ ቤት፡- ይህ ሽሮ ቤት በኢትዮጵያ ከሚገኙ በጣም ከሚታወቁ ሽሮ ቤቶች መካከል አንዱ ሲሆን ፤ ይህ የራሷ የሆነ ሽሮ በመቀመም ምግብ የምታዘጋጅበት ሂደትን የሚያሳይ እና በጣም ተወዳጅ የሆነች የምግብ የሽሮ ቤት አይነት ናት።

እምቢልታ ይህ በኢትዮጵያ ከሚታወቁ የሙዚቃ መሣሪያዎች መካከል በተለይ በሀገራችን ከሚታወቁ የሙዚቃ የትንሳሽ መሳሪያዎች መካከል ግንባር ቀደሙ እምቢልታ ነው።

አዲዳስ፤ አዲዳስ በኢትዮጵያ ከሚታወቁ የጫማ ዓይነቶች መካከል የሚጠቀስ ሲሆን ልዩ ከሆኑ ጫማ አይነቶች መካከል አንዱ ነው። አዲዳስ ብዞዎች ከሚጠቀሙባቸው የጫማ አይነቶች አንዱ ሲሆን አዲዳስ ልዩ ውበት ካላቸው ጫማዎችም መካከል ነው።

የለውዝ ቅቤ ። የለውዝ ቅቤ በሱፐር ማርኬት የሚታወቁ ልዩ ልዩ ከሆኑ እቃዎች መካከል የሚጠቀስ ሲሆን በሀገራችን እንዲሁም በተለያዩ ቦታዎች እየተጠቀምንበት እንገኛለን ። ይህ ብዙ የጤና ጥቅሞች የሚሰጥ ልዩ የሆነ የሱፐር ማርኬት እቃ ነው ።

ኮንዶሚኒየም ኮንዶሚኒየም ብለን የምንጠራው በተለያዩ ጊዜ የሚሰሩ የቤት አይነቶች መካከል የሚጠቀስ ሲሆን ሰዎች ተሰባስበው ለመኖር የሚሰሩ የቤት አይነቶች ናቸው። ብዙ ሰዎች ተሰባስበው ይኖራሉ።

ሥራ የሰዎችን ችሎታና ተሰጥኦ እንዲያዳብሩ የሚያስችል መድረክ ከመሆኑም በላይ ለራስ ክብር መስጠትና በራስ መተማመንን ያጎለብታል።

ሸበጥ ። ሸበጥ በብዙዎች ዘንድ የሚታወቅ የጫማ አይነት ሲሆን በተለይ በጠንካራነቱ ይታወቃል በተለይ የኢትዮጵያውያን ገበሬዎች የተለያዩ ቦታዎች ላይ ለብሰውት ከተራራ እንዲሁም ኮረብታ ላይ የሚወጡበት ልዩ ጫማ ነው ።

የጁስ ምርቶች የተለያዩ የጁስ ምርቶቾ በሱፐርማርኬት ከሚገኙ እቃዎች መካከል የሚጠቀስ ሲሆን በአሁኑ ጊዜ ተቀባይነት እያገኙ የሚገኙ በተለያዩ ድርጅቶች ይመረታሉ።

ሳሙና ይህ በሀገራችን ከሚታወቁ የሱፐርማርኬት ምርቶች መካከል የሚጠቀስ ሲሆን በተለይ በሀገራችን ከሚታወቁ ልዩ ከሆኑ የሱፐርማርኬት እቃዎች መካከል የሚጠቀስና የሚወደድ እቃ ነው።

ኖርማል፡- ኖርማል ብለን የምንጠራው የፀጉር ቁርጥ በሀገራችን የተለመደ ልዩ የፀጉር አይነት ሲሆን በተለይም የተለያዩ የፀጉር አቆራረጦች ቢኖሩም ኖርማል ቁርጥ የምንለው ምንም ያላደገ በትክክል የተቆረጠ ቁርጥ ማለት ነው።

የሙዝ ተክል ፡-የሙዝ ተክል በተለያዩ አካባቢዎች የሚበቅል ሲሆን በተለይም የተለያዩ የሙዚያ ዓይነቶችን ለማብቀል ተብሎ በውሃና ቦታ የሚበቅልና ብዙ ጊዜ ውሃ እጥቦታማ ቦታ በመብቀለል ለሰዎች የሙዝ ፍሬን ይሰጣል።

አባይ ባንክ አባይ ባንክ በኢትዮጵያ ከሚታወቁ ባንኮች መካከል የሚጠቀስ ሲሆን የራሱ የሆነ መቀመጫ ያለው ልዩ ባንክ ነው ።በተለይ ስለ አባይ የሚያነሳ በመሆኑ ልዩ ጊዜ የሆነ ቁጠባ ሂደት ያለው የአባይ ባንክ ነው።

የስልክ ቀፎ በጣም ታዋቂ ከሆኑ በጣም በአገራችን እየተጠቀማንባቸው ካለው የመረጃ መለዋወጫ አውታሮች ወይም መገልገያዎች መካከል ሲሆን፤ በአሁኑ ሰዓት በጣም ብዙ ሰዎች እየተጠቀሙበት የሚገኙት ልዩ ፈጠራ ነው።

ጠጅ ። ጠጅ በኢትዮጵያውያን ዘንድ ከሚታወቁ የመጠጥ አይነቶች መካከል የሚጠቀስ ሲሆን ይህም ልዩ በሆነ ከማር እና የተለያዩ ነገሮች ተጨምሮ በኢትዮጵያውያን በብርሌ የሚጠጣ ልዩ የመጠጥ አይነት ነው ።

የመብራት መሠረተ ልማት ፦ ይህ የመብራት መሠረተ ልማት በተለያዩ የሀገራችን ክፍሎች እየተሰጠ ሲገኝ በአሁኑ ሰአት አገልግሎት ላይ እየዋለ ያለ እና በብዙዎች ዘንድ ተቀባይነት እያገኘ ያለ ነው። ግን ለብዙ ህዝብ አልተዳረሰም። መዳረስ አለበትና ብዙ መሠራት የሚጠበቅበት ነው።

ሞንታርቦ ምንታርቦ ብለን የምንጠረው በተለያዩ ባዓሎች ላይ ዝግጅቶች ላይ አሁን ላይ እየተጠቀምንበት ያለነው የኤሌክትሮኒክስ መሳሪያ ሲሆን በተለይ ድምጽን ለማጉለት ተብሎ በአሁኑ ሰዓት ላይ ተንቀሳቃሽ ሆኖ የሚቀርብ ይህ ልዩ መሣሪያ ነው።

ዝሆን ይህ በጣም ታዋቂ የሆነ የዱር እንስሳ ሲሆን በተለይ በሀገራችን ከሚታወቁ ልዩ ልዩ የዱር፤፤ መካከል መካከል ተስተካካይነት የሌለው ይህ ትልቁ የዱር እንስሳ እና እንደ ሰው የሚያዝን ነው ።

ዋና:- ዋና ከስፖርት ዉድድሮች መካከል የሚጠቀስ ሲሆን አንጋፋና ተወዳጅ የስፖርት ዘርፍ አሁን ብዙዎች እየተጠቀሙበት እና እየሰሩት ያሉት የስፖርት አይነት ነዉ። እና ይህ ተወዳጅነትን ያተረፈ በብዙ ሜትሮች ሊከፈል በአጭር፣ ረዥም እና መካከለኛ ተብሎ ይከፈላል።

የባዮሎጂ ትምህርት ባይሎጂ በኢትዮጵያ የሚታወቁ የሳይንስ ትምህርት መካከል የሚጠቀስ ሲሆን የባዮሎጂ ትምህርት በኢትዮጵያ ተወዳጅነትን ያተረፈ እና ልዩ ከሆኑ የትምህርት አይነቶች መካከል የሚጠቀስ ነው። ይህ ባዮሎጂ ከብዙዎች ዘንድ ተቀባይነትን አትርፏል።

ጀበና ፦ ጀበና በቤት ውስጥ ከምናቃቸው ልዩ የቤት ውስጥ እቃዎች መካከል የሚጠቀስ ሲሆን ይህም ብዙ ጊዜ ጥቅም ላይ የሚውል ቡና ለማፍላት ነው ። ኢትዮጵያ ልዩ ቡና አፍልቶ የመሰባሰብ ባህል ያላት ሲሆን ይህ ጀበና ደግሞ ለሱ እንጠቀምበታለን ።

እንሶስላ እንሶስላ በአሁኑ ሰዓት ሴቶች እናቶች እህቶች ሁሉም እየተጠቀሙበት ያለ የውበት መጠበቂያ ሲሆን በተለይም ቆዳን ለማለስለስ ብለው ሴቶቻችን እየተጠቀሙበት ይገኛል ።ይህ ለቆዳ ልዩ ውበትን የሚሰጥ የእንሶስላ የተፈጥሮ ነው።

የአበባ ማስጌጫ የተለያዩ አበቦች በመትከል የምናስጌጥበት ሂደት ሲሆን በተለይ የተለያዩ ሀገራችን ክፍል እየተጠቀምነው ያለነው የማስጌጫ አይነት ነው ። የተለያዩ አበቦችን በመትከል ግቢያችንን እና በተለይ ከተማችንን ማስጌጥ እንችላለን ።

በላይነሽ ምግብ ቤት፦ በላይነሽ ምግብ ቤት የተለያዩ የምግብ ዓይነቶችን የምታቀርብ ቢሆንም በተለይ በሀበሻ ጎመን ብዙ ሰዎች ያውቋታል። የተለያዩ የሀበሻ ጎመኖችን በማቅረብ በተለያዩ ቅመማ ቅመሞች ቀምማ ጣፋጭ የሆኑ የሀበሻ ጎመኖችን ታቀርባለች።

የመብራት መሠረተ ልማት በሀገራችን ከሚታወቁ የመሠረተ ልማት ዋናዎቹ የሚጠቀሱ ሲሆኑ መብራት በሀገራችን ልዩ ልዩ ውበትን ከሰጡ የተለያዩ ከሚታወቁ መሠረተ ልማት አገልግሎት ውስጥ ይጠቀሳል።

ወንድም ወንድም ብለን የምንጠራው ከአንድ አባት ወይም ከአንድ እናት የተወለዱ ወንድማማቾች ሲሆኑ በተለይ የአንድ እናት ልጆች ወይም የአንድ አባት ልጆች ተብለው የሚጠሩ ወንድ የሆኑ ወንድም እና ወንድም ናቸው።

ቃሪያ ይህ በአትክልትነት ከሚታወቁ የአትክልት አይነቶች መካከል የሚጠቀስ ሲሆን በተለይ ምግብ ለማባላት ፣ ለጤንነት ከሚታወቁ ልዩ ከሆኑ የአትክልት አይነቶች መካከል ይጠቀሳል ። በአሁን ሰዓት አገልግሎትም እየሰጠ ነው ።

ጫካ :- ጫካ ልዩ ተፈጥሮ ሲሆን በተለይ በከገራችን እንዲሁም በኢትዮጵያ ከሚታወቁ ልዩ ተፈጥሮዎች መካከል የሚጠቀስ ሲሆን ይህ ጫካ ደን እና ብዙ የሚሆን እንስሳትን የያዘ ነዉ።

ቴዲ አፍሮ:- ቴዲ አፍሮ በኢትዮጵያ የሙዚቃ አብዮት ትልቅ አስተዋፅዖ ካበረከቱ የሙዚቄ አቀንቃኞች ሲሆኑ በተለይ ለዛ ባላቸዉ ሙዚቃዎቹ በግጥሞቹ በጣም በመማረክ በኢትዮጵያ አሉ ከሚባሉ ዘፋኞች ዉስጥ በቀዳሚነት ይጠቀሳል።

ተንሳኤ ትንሳኤ የምንለው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልዩ ቦታ ከሚሰጣቸው በዓላት መካከል የሚጠቀስ ሲሆን ይሄም ተንሳኤ ኢየሱስ ክርስቶስ ከሙታን ተለይቶ ተነስቷል የሚለውን ለማሳየት የሚገልጽ ነው።

የንግድ ማስታወቂያ ይህ ማስታወቂያ የተለያዩ ንግድ ነክ ማስታወቂያዎች የሚታዩ ሲሆን በተለይ ይህ በሀገራችን ከሚታወቁ የማስታወቂያ አይነቶች መካከል ይጠቀሳል። የተለያዩ ንግድ ነክ አብዮት ጉዳዮችን የሚጠቅስ እና የሚያነሳ የሚያብራራ ነው።

የራግቢ ስፖርት:- ራግቢን ስፖርት የምንለዉ የኳስ አይነት ሲሆን ይህም በጣም ተወዳጅ እና በብዙ ሰዎች ዘንድ የሚደረግ የስፖርት ዉድድር ነዉ። ሰዎች አንድ ኳስ ይዘዉ በሌላኛዉ የሜዳ ክፍል በመግባት የሚያመልጡበት እና በጣም ዉድድር የበዛበት የስፖርት ነዉ።

ጣና ሃይቅ፤ ጣና ሃይቅ በብዙዎች ዘንድ በቱሪዝም መስህብነት ከሚያገለግሉ ቦታዎች መካከል የሚጠቀስ ሲሆን በተለይም ተወዳጅነትን ካተረፉት ልዩ ልዩ ቦያዎች መካከል ጣና ተጠቃሽነት የሚጠቀስ ቦታ ነው። ጣና ልዩ ነው።

ውሃ ይህ የተፈጥሮ ልዩ መጠጥ በተፈጥሮ የሚገኙ እና ሰውነት አዳሽ ልዩ ከሆኑ መጠጦች መካከል የሚጠቀስ እስካሁን ተመራማሪዎች ያልደረሱበት የውሃ አፈጣጠር ልዩ ከሆኑ ፍጥረታት መካከል አንዱ ነው።

ጋቢ:- ጋቢ በኢትዮጵያዉያን ዘንድ ልዩ ክብር ከሚሰጣቸዉ የአለባበስ አይነቶች መካከል የሚጠቀስ ሲሆን በተለይ አባቶቻችን ልዩ ከሆነዉ ጋቢ ዉስጥ ልዩ የሆነ ጥበብን ያገኙበታል።

ባርኔጣ ፦ ይህ በሀገራችን የሚታወቁ የፋሽን አይነቶች መካከል የሚጠቀስ ሲሆን በተለይም በሀገራችን ልዩ አለባበስ ወይም በአባቶቻችን ዘንድ ልዩ አለባበስ ከሚባሉት ውስጥ አንዱ ነው ። ባርኔጣ ልዩ የፀሐይ መከላከያ ነው ።

ቤስቡክ ይህ በሃገራችን ከሚታወቁ የማህበራዊ ሚዲያ አገልግሎት ሰጪ ተቋማት መካከል የሚጠቀስ ሲሆን፤ በተለየ ልዩነት በጣም በብዙዎች ዘንድ ተወዳጅነትን ካተረፉ የባህበራዊ ሚዲያ መካከል ይጠቀሳል።

አርስተ ዜና ከሚታወቁ የዜና አይነቶች መካከል የሚጠቀስ ሲሆን ይህ የዜና አይነት ብዙ የሚጠቅምና ዋና ዋና ዜናዎችን በማመልከት ለሰዎች የምናደርስበት የዜና አውታር ነው።

ቅዳሴ ቅዳሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ የሚታወቁ አበይት ክስተቶች መካከል የሚጠቀስ ሲሆን በተለይ ይህ ፈጣሪያችንን የምናመሰግንበት ልዩ የሆነ ሰማያዊ ዝማሬ ከያሬድ የተሰጠን ፈጣሪ ማመስገን

የሽቶ ምርቶች የተለያዩ የሽቶ ምርቶችበሱፐር ማርኬቶች የሚሸጡ ሲሆን በተለይም በሀገራችን ከሚታወቁ የእቃ አይነቶች መካከል የሚጠቀስ ነው። የሱፐር ማርኬት ምርቶች በጣም ተወዳጅና በዚህ ሰአት በሽቶ በማቅረቡ የተለያዩ ድርጅቶች እየተስፋፉ ነው።

የጫማ ማጠቢያ ቡርሽ ይህ በሱፐር ማርኬቶች ከሚሸጡ ቡርሾች ወይም እቃወች መካከል የሚጠቀስ ሲሆን የተለያዩ ጫማወችን ለማጽዳት እንድሁም ነገሮችን ለመቦረሻ ምንጠቀምባቸው ቡርሾች ይሸጣሉ በዛ በሱፐርማርኬት

ኮመድኖ ኮመድኖ የምንለው ከአልጋ በላይ በራስጌ የሚቀመጥ የእቃ ማስቀመጫ ሲሆን በተለያዩ እቃዎችን ለማስቀመጥ ወሳኝ ወሳኝ እቃዎችን ለማስቀመጥ መጽሐፍትን ለማስቀመጥ የምንጠቀምበት ከአልጋ በላይ የሚቀመጥ የእቃ አይነት ነው።

የሰብል ግብርና የሰብል ግብርና በሀገራችን ከሚታወቁ በዓለም ላይ እንቁ ከሆኑ የግብርና አይነቶች መካከል ሲሆን አብዛኛውን ምርት በተለይ ጤፍና ስንዴ በሀገራችን ተቀባይነት ያለው የግብርና ምርት።